ብርሃን ባንክ ብርሃን ባንክ አንዱ ባንክ ሲሆን የባንክ እንግዲ እንደ ስማችን ብርሃን ነው ስራችን የሚል መፈከእር ያለው ሲሆን በርካታ አገልግልሎቶችን በሰፊው እየሰጠ የሚገኝ አንዱ ሲሆንክ ነው።

ኦስማን ሪልስቴት ይህም አንዱ ሪልስቴት ሲሆን ዑስማን ሪልስቴት በዋናነት በአዲስ አበባ ባሉ ስፍራዎች ላይ ቪላዎችንና አፓርትመንቶችን የሚገነባ ነው።

የ ቻይና የ ቤት እቃዎች ማእከላት የ ቻይና ፈርንቸር ሴንተር እዚ ማእከላት ከ ቻይና የሚገቡ በርካታ አይነት የ ቤት እቃዎች ያቀርባል ብዙዎች ተመጣጣኝ ዋጋ አማራጭ በመሆናቸው ተፈላጊ ናቸው ።

የወጋገን ባንክ ሞባይል ባንኪንግ በወጋገን ባንክ የተዘጋጀ የድጅታል ክፍያ መድረክ ሲሆን ገንዘብ ለማውጣት ገንዘብ ለማስገባት ገንዘብ ለመቆጠብ እንዲሁም የተለያዩ የብር መጠናችንን ለማየት ካርድ ለመሙላት የሚያገለግል ነው።

የተለያዩ የግል ባንኮችን ያገለግል የክፍያ ነግሮ አሪፍ ባንክ የሚባለው ች የሞባይልና የአቀናብሩ ያግዛል

የዘመናዊ በአዲስ አበባ ቦሌ አካባቢ የሚገኙ ከውጭ በሚገቡ ምርቶች እና የተለያዩ መዝናኛ ስፍራዎች ይታወቃል supermarket ክፍሎች የልብስ ምደባዎች ካፊናቶች አሉት

ኬክ ቤቶች እና መጋገሪያወች ብዙ ትላልቅ ኬክ ቤቶች ለምሳሌ ዶና ወይም ሌጋር የራሳቸዉ የወተት ቤት ተዋጾች በተለይ ለኬክ እና ለዳቦ የሚያስፈልጉ ቅቤ እና ክሬም ከትላልቅ አምራቾች በመዉሰድ ለችርቻሮ የሚሸጡ ናቸዉ።

እመቤት ቡና ቤት እመቤት ቡና ቤት በባህርዳር መሀል ሀከተማ የሚገኝ ቡና ቤት ነው። ይህ ቡና ቤት በጣም ደስ የሚል እና ልቡናቸው በጣም የሚጣፍት አመርቂ ደስታ ያለው የቡና ቤት ነው።

የአርባምንጭ ተዋጽዖ ከደቡብ አካባቢ የሚመጡ አንዳንድ ህይወት ፋብሪካዎች ምርቶች በአዲስ አበባ ገበያ ይገኛሉ የእንግዴ የወተት ምርት አንዱ አቅራቢ

ኬሲምፕስ ሱፐር ማርኬት በአዲሳባ ውስጥ በተለያዩ ወታዎች የሚገኙ አነስተኛ እና መካከለኛ ቅርንጫፎች ያሉት ፈጣንና ቀላል ግብይትን የሚያመቻች ሱፐር ማርኬት ነው

ደንበል ሲቲ ሴንተር ዴንበል ሲቲ ሴንተር በአዲስ አበባ ማዕከላዊ ቦታ ከሚገኙ አንጋፋ እና ታላላቅ የገበያ ማዕከሎች አንዱ ነው። ለብዙ አመታት የንግድ ማዕከል ሁኖ ያገለገለ ሲሆን በውስጡ በርካታ ፋሽኖች ፣የኤሌክትሪክ መደብሮች አሉት።

አዋሽ ኢንሹራንስ አዋሽ ኢንሹራንስ ከግል ዘርፍ የ ኢንሹራንስ ጉባንጊያዎች ውስጥ በቀዳሚነት የሚጠቀስ ነው። በ1995 የተቋቋመ ሲሆን፤ በአዋሽ ባንክ አጠገብ ትልቅ የንግድ ስራ አለው። በተለይ በአጠቃላይ ኢንሹራንስ መኪና፣ እሳት፣ ማጓጓዣ ዘርፍ ላይ ትልቅ ግድሻ ይይዛል።

የቄራ ገበያው የምቀራ ማርኬ ዲያያር ሴክሽን ቀራ በዋናነት ለስጋ ግብይት የሚታወቅ ቢሆንም በአካህቢው ያሉ ብዙ ባህላዊ ቅቤ አይብ እና አረሮ እሻጮችን ያገኛሉ የገበያ ባህላዊ ክፍል ያልተሠራ የወተትተዋፅ የሚገኝበት ስፍራ ነው፡፡

የኢትዮጵያ ብሔራዊ ባንክ ዘርፉን በበላይነት የሚቆጣጠር ተቋም ነው እስኪቋቋም ድረስ የኢንሹራንስ ኩባንያዎች ሽያጭና ዝውውር ገደብ ላይ የማውጣት ባለስልጣን ያለው ነው የካፒታል ገበያ ልማት ውስጥም የገበያ መረጋጋትን ያደርጋል።

ሃይሌ ኮንስትራክሽን ሪልስቴት በታዋቂው አትሌት ኃይለግብረ ስላሴ የሚመራው ነው ይህ ኩባንያ ከመንገዶች እና ድልድዮች ግንባታ ተጨማሪ በሪልስቴት ዘርፍም አይሳተፋል። በዋነኛነት በአፓርትመንቶች እና የጋራ መኖሪያ ቤቶች ላይ እያተኩራሉ።

የኦሮሚያ ህብረት ሥራ ባንክ የእንግዲ በጣም ትልቅ ባንክ ሲሆን ለዴንበኙ ችፈጣን የሆነ አገልግሎት የሚሰጡ በጣም አሪፍ የሆነ ከባንኮች አንዱ የሆነው የኦሮሚያ ህብረት ሥራ ባንክ ነው።

ንግድ ባንክ ይህ ባንክ በኢትዮጵያ በጣም ትልቁን አገልግሎት የሚሰጡ በጣም ትልቅ ተቋም ሲሆን ለሕዝቦች በ የቦታው ኑ እርካት አገልግዱዞችን እየሰጠ የሚገኝ ባንክ ነው።